ለየት ያለች ፋራ ሞርተ ፋራ እረ ፋራስ እኔ እቺስ አራዳ ነገር ናት፤ ለየት ያለ አሰራር አላት። ከራሷ የሆነ የዲዛይን ነገር ሲኖራት ከፊቷ እንደ ቪትዝ ከኋላዋ እንደተሳቢም ያደርጋታል። ብቻ ለየት ያለች ቆንጅዬ ሰማያዊው ፋራ ሞተር አየሁ።

አቦካዶ ከፍራፍሬ አይነቶች ውስጥ አንዱ ሲሆን አቦካዶ በማዕድን የበለፀገ ምግብ ነው። የአቦካዶ ምርት ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ ወሰን የለሽ ተወዳጅ ምግብ እየሆነ መጧል። በተለያዩ አዘገጃጀቶችም ይቀርባል ለምሳሌ በጁስ ወይም ከሌሎች አትክልቶች ጋር ለምግብነት ይውላል።

የኢትዮጲያ ኦርቶዶክስ ቤተክርስቲያን የሚከበረው ሰንበት የነገረ መዝሙር ክርስቶስ ክብረ በዓል ገዳማት ውስጥ በመምጣቱ ለሐዋርያት የገባውን ቃል በአብይ ጾም አጠገብ በደብረ ዘይት የሚከበር በአለው በአል በእለቱ ነገረ ስብዓቱ በሰፊው ይነገራል።

አስከፊው የስደት ገጽታ ያልፍልኛል ብሎ ከናቱ የሞቀ ጎጆ ወጥቶ በሰው ሃገር ሲንከራተት የሚኖረው ወጣት እልፍ ኃላፊ እየሆነ ነው። ደሞስ የጂብ እራት የሚሆነው ከቁጥር ብዛት የተነሳ እልፍ አላፊ እንደሆነ ይነገራል። ደግሞስ የሚገርመው እኮ ካንዴም ሁለቴ የሚሄደው ወጣት ሀሳብ እንደሌለው ያሳያል።

ዛሬ ጉራ ያለበት ሆቴል የተንጣለለ ዘመናዊ ሆቴል በውስጥ የተለያዩ ተስማሚ መዝናኛ ቦታዎችን የያዘ ጣት እና ደረጃውን ይጠብቀው ሆቴል ዋጋው ከጥራቱ ጋር ተመጣጣኝ እንደሆነም ይነገርልታል

አሁን ላይ ዘመን አመጣሽ ከሆኑ ቴክኖሎጂዎች መካከል አንዱ ስልክ ነው። ስልክ አለምን አንድ አድርጓል ቢባል ማጋነን አይሆንም ምክንያቱም የተለያዩ ጥሪዎችን በፍጥነት በያሉበት ማገናኘቱ እንዲሁም የተለያዩ መረጃዎችን በኢንተርኔት መልክ ማድረሱን መጥቀስ ይቻላል።

እናት አባት እና ልጅ በውብ ፈገግታ ይታያሉ አባወራውም ሱፉን ቀጨጭ አርጓል እማወራዋም በትግራ ጸጉር ስሬት እና ባህላዊ አለባብስ አሸብርቃለች ከበስተጀርባቸው የአክሱም ሀውልት ቆሞ ይታያል በዚህ ሁሉ መሃል ፎቶ እየተነሱ እና በደስታ ቀኑ ለመጀመር እንደፈለጉም ያሳያል።

የወንዶችን ግርማ ሞገስ ከሚሰጣቸው አልባሳት በተጨማሪ ጫማዎች የራሳቸው ድርሻ አላቸው። ከነዚህም ውስጥ አንዱ ቆዳ ጫማ ነው። ቆዳ ጫማ ለወንድ ልጅ ወንዳወንድነት መገለጫ ነው፤ ብል ማጋነን አይሆንብኝም። ምክንያቱም ወንዶች ቆዳ በሚለብሱ ጊዜ ካላባሹ ሱፍ በሚለብሱበት ጊዜ የተለያየ ግርማ ሞገስ ያላብሳቸዋል።

ጥቁርመኪና በተለያዩ አበቦች ተሞሸራለች ከላይ ላቭ የሚሉ እንግሊዘኛ ፊደል ቃላት ተሠርተዋል ከላይቶቹ ተቀምጠዋል እንደዘውድ ሆኖላታል ይቺ መኪና የሆነ ሰው ስጦታ እንደተዘጋጀች መገመት አይከብድም።

እንቁላል ከዶሮ የሚገኝ ምግብ ሲሆን በተለያየ መንገድ ተዘጋጅቶ ለምግብነት ይውላል። ለምሳሌ በጥብስ መልክ ከዳቦ ጋር ይበላል ይህም ሳንዱች ተብሎ ይጠራል። ብዙውን ጊዜ ጥዋት ጥዋት የሚመገቡት ነው። ከዚህ በተጨማሪ በተለያዩ ምግቦች ተፈርፍሮ ሊበላ ይችላል።

ከሬስቶራንቶች ውስጥ አንዱ የጣሊያን ውስጥ ሬስቶራንት በጣልያ ምግብ ላይ ያተኮረ ሬስቶራንት ነው። ፓስታዎችን፣ ፒዛዎችንና፣ ባህላዊ የጣሊያን ምግቦችን ያቀርባል። ብዙ ጊዜ የተኮስ በሆኑ ንጥረ ነገሮችና በክልም ልዩ ምግቦች ላይ ያተኩራል።

በስፋት ከሚጠቀሱ የሚዋቢያና የማጌጫዘዲዎች ውስጥ አንዱ የአንገት ሀብል ናቸው የአንገት ሀብል ጌጦች ከእንቁ የተሰሩ ጭምር የአንገት ሃብል ካርሊን ነምበር መስታወትና የብረት ዶቃዎችን ጨምሮ በቀለማት የተቀረጹና ያሸበረቁ ንድፎችን ይፈጥራሉ።

ለመጓጓዣነት ከሚውሉ መኪኖች ውስጥ አንዱ የሆነው የጭነት መኪና ነው። ትልቅ እና ግዙፍ ከመሆኑም አንፃር በኢትዮጵያውያን ዘንድ ቀይሽብር እያሉ ይጠሩታል።

የተራዘመ የቤተሰብ አአስፈላጊነት የተራዘመ ቤተሰብ ማዕከላዊ ሚና ይጫወታል። አያቶች ፣አክስቶች ፣አጎቶች እና የአጎት ልጆች ድጋፍ ፣መመሪያ እና የባለቤትነት ስሜት ይሰጣሉ። ይህ መስተሳሰር እና ባህልን አንድ ያደርጋል።

ከተለያዩ የህግ አስከባሪ የሥራ ዘርፎቹጣአንዱ የሳይበር ጦርነት ስፔሻሊስቶች ናቸው በሳይበር ጦርነት ወቅት ስልጥ የስለጠኑ ወታደሮች እነዚህ ወታደሮ የተኒክርኮችን እና ንትወርኮችን በመከላከል አፀያፊ የሳይበሮች ጥቃቶችን አስራዎችን ያካሂዳል።

ኤልልጅ በተለያዩ ኤሌክትሮን ስቃዎች ላይ የተሰማ ካምፓኒ ሲሆን በኤልጅ አርማ ላይ የተፈጠረው ጠመዝማዛ ፊት ወዳጅዊነትን እና የምርት ስሙን ለፈጠራ እና ለደንበኛ አርካታ ያለውን ቆርጠኝነት ያሳያል።

የጭንቅላት ልብስ ከተለያዩ አለባበ ስልቶች ውስጥ አንዱ ሲሆን በወንዶችም ሆነ በሴቶች ለሃይማኖታዩ ለባህላዊ ወይም ለተግባራዊ ጉዳዮች የሚለብሱት ጥምጥም ኮፊያ እና ስካርቨን ጨምሮ የተለያዩ የጭንቅላት ልብሶችን ያካትታል።

የደረቀ የሾወርብ አቅጠል በነጭ ቪኖ ውስጥ ለአንድ ሳምንት ወይም ለበለጠ ጊዜ ዘፍዝፉ ፈሳሹን አጥለው በጠርሙ ያስቀምጡ እና እንደ ፕሮቲቭ ይጠቀሙበት ይህም ለምግብ አምሮት ማጣት ፍትን መዳኒት ነው ከዚህም በተጨማሪ መጠነኝ የተፈጨቁ ንዶበርበሬ በውኃበጥ ብጠው ይጠጡ።

በኢትዮጵያ ከሚለበሱ ባህላ ያለበ ውስች ስጣ እንዲሆነው የአፋር ልብስ የአፋር ህዝብ በኢትዮጵያ ደረቃምካቢዎች የሚኖራወር ባታድሮችን ቀላል ክብደት ያላቸው ለሞቀት አማያየር ጸባይ ተስማሚ የሆኑ ወራዥ ልብሶችን ይለብሳሉ ብዙ ጊዜ ውስብ ስብ በሆነ ይቪድ ጌጣ ጌጫግጡም ናቸው።

ጌጣ ጌጦች ብዙ ጊዜ ባልብሶችን ለማሟላት እና ሁበቱን ለማጎልበት የሚለበሱት የአንገት ሀብል የጆርጌጥ የጃንባር እና የጭንቅላት ኬጣጌትን ጨምሮ የብብ ወይም የወርቅ ኬታጌትን ጨምሮ በተለያየ ባሸው ብድረቀ መንገድ ይለበሳል።